የቀልድ ትምህርት ዘዴ የቃል ትምህርት ዘዴ የምንለው መረጃችን እንደዳግመን በማንበብ ወይንም ደግሞ ለመስማት በልብ ለመያዝ የሚያስ ዘዴ ነው ይህም በተለይ በሃይማኖታዊ ትምህርትና በአንደኛ ደረጃ ትምህርት ቤቶች ላይ ጥቅም ላይ እየዋለ የሚገኝ የማስተማር ዘዴ ነው።

ራስን የመመዘን ዘዴ! ራስን የመመዘን ዘዴ ተማሪዎች የራሳቸውን የመማር ሂደት እና አፈፃፀም የሚገመግሙበት ሲሆን በትምህርት ጥራታቸው መሻሻል ፕሮግራሞች ውስጥ ይበረታታሉ። ይህም እንግዲህ የማሸሻል ዘዴ በመባል የሚታወቅ የማስተማር ዘዴ ነው።

ጎተራ 1ኛ ደረጃ ትምህርት ቤት ጎተራ አካባቢ ከፍተኛ የትምህርት አገልግሎት የሚሰጥ ነው በአዲስ አበባ ደቡብ ክፍል የሚሆን በጎተራ አካባቢ ለሚኖሩ ነዋሪዎች ዋና አንደኛ ደረጃ ትምህርት ማዕከል ነው።

የተግባር ተኮር ትምህርት ተማሪዎች የተማሩትን እውቀት በእውነተኛ የስራ አካባቢ ወይም በስራ አስመስሎ የዕውቀት ማዕከል እንዲለማመዱ የሚያስችል ነው፤ የስራ ክህሎትን ለማዳበር ወሳኝም ነው።

ማሽን ቴክኖሎጂ ማሽን ቴክኖሎጂ የምንለው እንግዲህ ኢንዱስትሪ ማሽኖችን በመጠቀም እናቶችን በመቅረጽ እና በመቁረጥ የቃ ክፍሎችን ማምረት ለአገር ውስጥ የማሽን እቃዎች የማሽን ቴክኖሎጂ አንዱ የሙያ ትምህርት

መቀሌ አንደኛ ደረጃ ትምህርት ቤት በትግራይ ክልል ዋና ከተማ የሚገኝ አንገፋ ተቋም ሲሆን በመቀሌ ከተማ ውስጥ ለብዙ ጊዜ አገልግሎት እየሰጠ ያለ ነው። የከተማን የትምህርት ታሪክም ይይዛል።

አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ታሪካዊ ትልቅ እና ብዙ ተማሪዎችን የሚያስተናግድ በከተማ ማሃል የሚገኝ ሲሆን አዲስ ከተማ ካባቢ ለሆኑ ተማሪዎች ዋና የትምህርት መዕከል ነው። ለአዲስ አሕባ የትምህርት ታሪክ ወሳኝ ስፍራ አለው።

የተማሩትን ጽንሰ ሀሳብ ለማጠናከር ተማሪዎች ደጋጋሚ ልምሮችን የሚሰሩበት ነው በሂሳብና በቋንቋ ትምህርቶች ላይ እየተለመደ የማስተማር ዘዴ መሆኑ የሚታወቅ ነው

ባህር ዳር አንደኛ ደረጃ ትምህርት ቤት በባህር ዳር ከተማ የሚገኝ ትልቁ እና ታዋቂ ትምህርት ቤት ነው በአማራ ክልል ዋና ከተማም በመገኘቱ የከተሟን ቀዳሚ የትምህርት ፍላጎትም የሚያሟላ ነው።

ኮተቤ ሜትሮፖሎጂ ዩኒቨርስቲ አዲስ አበባ ሲሆን በከተማ አስተዳደግ በማኔጅመንት እና በሰው ሀብት ልማት ላይ ትኩረት አለው የአዲስ አበባ ከተማ እድገት ለመደገፍ ወሳኝ የሆኑ ዓለሙያዎችን በማፍራት ይገኛል

የኬዝ ስተዲ ትንተና ዘደ ተማሪዎች አንድ ትክክለኛ ወይም የተፈጠረ ሁኔታ በጥልቀት በመመርመር በመተንተንና መፍትሄ በመስጠት እንዲማሩ ያደርጋል

አዴሬ ሞንቶ ሶሪ የህጻናት ትምህርት ቤት በአዲስ አበባ ከተማ ውስጥ ያቀራረቡና ዝና ያለው በሰፊው የሚታወቅ ከፍተኛ ደረጃ ተማሪዎች የትምህርት እና በመሆን የሚያገለግል ህጻናት ትምህርት ቤት ነው

አነስተኛ ንግድ መሰር አመራርእና ሥልጠና ፈጠራ ሥልጠና በሥራ እድል ፈጠራ ፕሮጀክቶች ውስጥ የሚሰጥ ሲሆን ሰዎች የራሳቸውን አነስተኛና ንግድ እንዴት መጀመር ማስተዳደር ና ማስፋት እንደሚችሉ ይህሚያስትምህርት ተግባራዊ ትምህርት ነው

የፊዚክስ ትምህርት ሁለተኛ ደረጃ ትምህርቶች አንዱ ሲሆን ይህም እንግዲህ የህዋ ወይም የአየር ላይ ነገሮችን የሆኑ ትምህርቶችን የምናጠናበት የሁለተኛ ደረጃ ትምህርት ነው።

የአምቦ ከተማ አዲስ ዩኒቨርሲቲ መስጠትና በዘመናዊ የትምህርት አሰጣጥ ላይ በመስራት ይታወቃል የክልሉን የትምህርት ፍላጎት ይደግፋል

ኢትዮ ቻናል የኢንተርናሽናል ትምህርት ቤት በመባል የሚታወቀው ከፃናት ትምህርት ቤቶች ውስጥ አንዱ ሲሆን ከትምህርት ጋር የሚጠቀስና በትምህርት ጥራት የሚታወቀ የመንግስት ተቋም ነው የትምህርት ቤት በመንግስት ተቋም አስፈላጊ ከሆኑ ትምህርት ቤቶች ውስጥ አንዱ ነው።

ደብረ ወርቅ ማሪያም የህፃናት ትምህርት ቤት በአንዳንድ አካባቢዎች በጥሩ እሰተማሪዎች እና እንክብካቤዎች የሚጠቀስ ይህ ትምህርት ቤት በደብረ ወርቅ ከተማ እና በአካባቢው ካሉ የህፃናት ትምህርት ቤቶች ውስጥ አንዱ ነው።

በኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ቁጥር ወይም ደግሞ በመባል የሚታወቀው የሙያ ማብራሪያ ያለው የትምህርት የሆኑ መንገድ ትምህርቶችን ወይም ደግሞ የኢንፎርሜሽን የምናገኝበት ሙያዊ የሆነ ትምህርት ነው

የሙከራና ተግባር ዘዴ በሳይንስና በምህንድስና ትምህርቶች ውስጥ ንድፈ ሀሳብን በተጨባጭ በመሞከር የማረጋገጥ ሂደት ነው። የተግባር ክህሎትንና የሳይንሳዊ አስተሳሰብን ለመገንባት ቁልፍ ሚና ነው።

ዘመናዊ ግብርናና ቴክኖሎጂ ምርምር ምርጫ የአፈር ለምነት አጠባበቅና አስነስተኛ የግብርና መኪናዎችን መጠቀም እና ማስተማር የምግብ ዋስትናን ለማረጋገጥ ወሳኝ የሆነ የሙያ ትምህርት መሆኑ የሚታወቅ ነው

የመቃ የመጀመሪያ ደረጃ ትምህርት ቤት የመቃ የመጀመሪያ ደረጃ ትምህርት ቤት የምንለው እጅግ ብዙ ታዋቂ ሰዎችን ያፈራው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ድረስ ተማሪዎችን እያስተማረ ብዙ ታዋቂ መምህራን እና ብዙ የመንግስት ሰራተኞችን ያፈራ ትምህርት ቤት ነው።

የቱሪዝም መመሪያነት የቱሪዝም መመሪያነት የሀገር ውስጥና የውጭ ሃገር ቱሪስቶችን የኢትዮጵያ ታሪካዊ እና ተፈጥሯዊ ቦታዎችን የመምራት እና የማስተዋወቅ ሙያ ነው። ይህ እንግዲህ የሚጠቀስ ሲሆን፤ ቱሪዝምን እንዴት መምራት እንደሚቻል ልምድ የምናገኝበት ነው።

የግኚት ወይም የምርምር ዘዴ ተማሪዎች መረጆዎቻቸውን ራሳቸው በመፈል እና በመተንተን እውቀትን እንዲገነቡ የሚያስችል አቀራረብ ነው። ተማሪው ንቁ ተሳታፊ እንዲሆን እና የመማር ፍላጎቱ እንዲጨምር ያደርጋል።

ከትምህርቶች አንዱ ህክምና ነው ህክምና እንግዲህ በሙያውን ለመስራት ከሚያገለግሉ የሙያ ትምህር ሲሆን በህክምና አገልግሎት የሆነ ትምህርት መማር አስፈላጊ ነው

መደበኛ ያልሆኑ ትምህርቶች፦ መደበኛ ካልሆኑ ትምህርቶች ውስጥ አንዱ የመገናኛ ብዙሀን ነው። የመገናኛ ብዙሃን በመባል የሚታወቀው እንግዲህ በአብዛኛው አካባቢዎች ትምህርት እየሰጠ የሚገኝ እንዲሁም ደግሞ ሳናውቀው የትም መረጃዎችን በምንከታተልበት ጊዜ ትምህርት ልናገኝበት የምንችለው የመረጃ ምንጭ ነው።

የማብራሪያ እና ትርጓሜ የመስጠት ዘዴ አስተማሪውን ትምህርት በፅንሰ ሀሳቦች እና ትርጓሜዎች ላይ የሚያደረግ ነው። ውስብስብ ሀሳቦች እንዲብራሩ እና በቀላሉ እንዲረዱ ያደርጋል። የርዕሱን ጥልቀት ለማሳየት ወሳኝ ነው።

አዝማድ ትምህርት ቤት አስመልክ ትምህርት ቤት መደበኛ እስከ ከፍተኛ ክፍል ትምህርት የሚሰጥ ይሆን በፃናት ላይ ደረጃውን 98 እና ልዩ ትኩረት የሚሰጥ ከፍተኛ ትምህርት ቤት ነው

የሃርድዌርና የሶፍትዌር ጥገና የሃርድዌርና የሶፍትዌር ጥገና የምንማርበት የሙያዊ የሆነ ትምህርት ሲሆን ይህም እንግዲህ በተግባር ተኮር በሆኑ ስራዎች ላይ እንዴት አድርገን የስልክና ቴክኖሎጂ የሆኑ ነገሮችን ከተጎዱ በኋላ ወደ ነበሩበት ለመመለስ ወይም ደግሞ እንዲያገለግል ለማድረግ ምን ማድረግ አለብኝ የሚሉ ሞያዊ አሠራሩን የምሠራበት ነው።

ቢርትሻ ዓለም አቀፍ ትምርት ቤት የ ብርትሽ ዓለም አቀፍ ትምርት ቤት እየተባለ የሚጠራው የ ብርትሽን ቁአንቁአ እና ባህል የሚያስተምሩበት እዲሁም ደግሞ ቢርትሽ ተናጋሪ አድሆንላቸው ልጆችህን የሚያስተምሩበት የ ህፃናት ትምርት ቤት ነው ።

አካውንቲንግ እና ቡክ ኪፒንግ አካውንቲንግ እና ቡክ ኪፒንግ የሚባለው ለትናንሽ እና መካከለኛ የሂሳብ መዝገቦችን የማዘጋጀት የግብርና ሰሌዳዎችን የመስራት እና የፋይናንስ ሪፖርት የማዘጋጀት ሙያ ነው። ይህ ሙያዊ የሆነ ትምህርት በአገራችን ውስጥ ከፍተኛ አስተዋፆ አለው።

የራያ ዩኒቨርስቲ በትግራይ ክልል የማይጨው ከተማ የሚገኝ ሁለገብ ተቋም ነው። በክልሉ በተከሰተው ግጭት ከፍተኛ ጉዳት ቢደርስበትም ትምህርትን ለማስቀጠል እየሰራ ይገኛል። በአካባቢው የምርምር እና የቴክኖሎጂ ትኩረት አለው።

የጉብኝትና የመስክ ጥናት ከመማርያ ትምህርት ቤቶች ውጭ ወደ ውጭ በመሄድ ፋብሪካዎች በመሄድ በተግባር የሚመሩበት ነው ይህ እንግዲህ በመስቀል ላይ በጉምሩክ ላይ የሚገኘው የማር ማስተማር ዘዴ ነው።

ኢትዮ ቻይና ወዳጅነት የህፃናት ትምህርት ቤት ከዋናው ትምህርት ቤት ጋር ተያይዞ የሚጠቀስ ጥራቱ የሚታወቅ አንድ አካል የሆነ ይህ ለኬጅ ተማሪዎች ታስቦ የተሰራ ትምህርት ቤት ነው።

የኢንተርኔት ምርምር ዘዴ ተማሪዎች ኢንተርኔትን በመጠቀም ለትምህርታቸው የሚሆን መረጃ ጽሁፎችና ምንጮችን እንዲፈልጉ የሚያስችል ነው የመረጃ ፍለጋ የሚያሳድግ የማስተማር ዘዴ ነው

የችግር መፍቻ ዘዴ የችግር መፍቻ ዘዴ እንግዲህ ተማሪዎች ከማስተማር ዘዴዎች ውስጥ አንዱ ሲሆን ይህም ተማሪዎች ውስብስብ ወይም እውነተኛ የህይወት ችግሮችን በመለየት እና መፍትሄ በማፈላለግ የሚማሩበት የሆነ የማስተማር ዘዴ ነው።

አትላስ የህፃናት ትምህርት ቤት የህፃናት ትምህርት ቤት ከዋናው ትምህርት ቤት ወይም ደሞ መደበኛ ትምህርት ቤቱ የሚገኝ ዙሪያ የተሰራ የሚመስል ሲሆን ይህም ልጆች ከፍተኛ ጥራት ያሉ የትምህርት እና የመጫወቻ አከባቢዎች ያሉት ነው

ውሰጠ የመጀመሪያ ደረጃ ትምህርት ቤት ውሰጠ ትምህርት ቤት በደብረ ማርቆስ ከተማ ቀበሌ የሚገኝ ከአንድ እስከ ስምንተኛ ክፍል የሚያስተምር የመጀመሪያ ደረጃ ትምህርት ቤቶች ውስጥ የሚጠቀስ ተወዳጅ የሆነ በደብረ ማርቆስ ውስጥ የሚገኝ የመጀመሪያ ደረጃ ትምህርት ቤት ነው።

ካምፕሪጅ አካዳሚ ኢትዮጵያ በመባል የሚታወቀ ከካምፕሪጅ ስርዓተ ትምህርተ በመጠቀም ለህፃናት ትምህርት ትኩረት የሚሰጥና ህጻናቶቹን እያስተማረ የሚገኝ የህጻናት ትምህርት ቤት ሲሆን ለህፃናት ትምህርት ከፍተኛ አስተዋለው።

የጋራ የማስተማር ዘዴ ሁለት ወይም ከዚያ በላይ የሆኑ አስተማሪዎች በአንድ ጊዜ በክፍል ውስጥ በመግባት ትምህርቱን በጋራ የሚያስተምሩበት ሲሆን ለተወሳሰቡ ትምህርቶች በጣም ሰፊ ማብራሪያ ለመስጠት የሚጠቅም የማስተማር ዘዴ ነው።

የኔትወርክ ጭነትና ድጋፍ፦ የኔትወርክ ጭነትና ድጋፊ የምንለው የኮምፒውተር ኔትወርኮችን መዘርጋቴ ኢንተርኔት ግንኙነት ችግሮችን የመፍታትና የቴክኒክ ድጋፍ የመስጠት የምንሰራበት ሙያዊ የሆነ ክህሎት ልናገኝበት የምንችለው ነው።

ቢዲኤንዲዲ በመባል የሚታወቀው የዲጂታል ለርኒንግ የፊትለፊት ትምህርትና የኦን ላይን ትምህርት የኢትዮጵያ ዲጂታል ላይብረሪ በመጠቀም በማቀናጀት የሚሰጥ ዘዴ ሲሆን በከፍተኛ ትምህርት እየተለመደ የመጣ በአሁኑ ወቅት በተግባር ላይ እየዋለ ያለ ነው።

የቢሮ አስተዳደር ከሙያዊ ትምህርቶች ውስጥ አንዱ ሲሆን የቢሮ ስራዎችን በብቃት ማደራጀ ማስተዳደር የሰነዶች ውጤትና ስራን ባግባቡ እንዲሰራ የማድረግ የሙያው እየሆነ ትምህርት ነው ይዘት ነው

ቅድስት ማርያም የህጻናት ትምህርት ቤት በጣም ብዙ ቅርንጫፎች ያሉትና በአዲስ አበባ የሚገኝ ታዋቂ ከሆኑት የሕፃናት ትምህርት ቤቶች ውስጥ በቀዳሚነት የሚጠቀስ ነው። ይህ እንግዲህ በአዲስ አበባ ከተማ በጣም ታዋቂ ከሆኑት የህፃናት ትምህርት ቤቶች ውስጥ የሚጠቀስ ነው።

የኬሚስትሪ ትምህርት የኬሚስትሪ ትምህርት የምንለው የሁለተኛ ደረጃ ትምህርቶች ውስጥ አንዱ ሲሆን እንግዲ በጣም ብዙ ሙከራዎችንና ተግባሮችን ያሉበት ትምህርት ነው ይህን አለም አቀፍ የሆኑት ኬሚካል የሆኑ ነገሮችን የምናጠናበት ትምህርት ነው።

የመረጃ አሰብሳብ እና የአቀራረብ ዘዴ ተማሪዎች በተሰጣቸው ረዕስ ላይ መረጃን ከተለያዩ ምንጮች በመሰብሰብ በማደራጀትና በግልፅ ለሌሎች በማቅረብ እንዲማሩ የሚያስችል ዘዴ ነው።

የደረጃ በደረጃ ትምህርት ትምህርትን ወደ ትናንሽ እና ተከታታይ ክፍሎች ሞዴሎች በመከፋፈል አንድ ክፍል ሳይጠናቀቅ ወደሌላኛው እንዲተላለፍ የሚያደርግ ነው። የተሟላ እውቀትንም የሚያረጋግጥ ነው።

የማህበራዊ ሚዲያ ለትምህርት አጠቃቀም እንደ ቴሌግራም ወይም የፌስቡክ ያሉ መድረኮችን በመጠቀምም መረጃ በመለዋወጥ ጥያቄ መመለስ እና የቡድን ውይይት ማካሄድ ከተማሪዎች ጋር መግባባትን የሚያቀል ነው።

የሲቪል ምህንድሰና የሳይንስና የሂሳብ መርሆችን በመጠቀም የመሰረተ ልማት የህንፃ የቴክኖሎጂ እና የማሽን ዲዛይን እና የግንባታ ላይ የሚሰሩ ኢንዱስትሪ ልማት ለከተሞች ለዘመናዊ ደረጃ መሸሻል ወሳኝ ነው።

የምልከታ ዘዴ ተማሪዎች አስተማሪውን ወይም የሌላ ሰው ተግባር በቅርበት በመመልከት መረጃ በመሰብሰብ እና በመተንተን እንዲማሩ የሚያስችል ነው የተንተና ችሎታንም ያጎለብታል

ጥያቄና መልስ ዘዴ በመምህሩ የሚመራ አስተማሪው ትምህርቱን የሚያጠናክርበት፣ ተማሪዎችን ግንዛቤ የሚፈትሽበትና ተማሪዎች እንዲሳተፉ የሚያበረታታበት ዘዴ ነው። በክፍል ውስጥ ንቃተ ህሊናን ለመጨመር ይረዳል

አሰልጣኝ ትምህር፦ አሰልጣኝ ትምህርት የምንለው ልምድ ያለው አስተማሪ ወይንም ባለሙያ ለአንድ ተማሪ ወይንም ለትንሽ ቡድን ልዩ ድጋፍና መመሪያ የሚሰጥበት ነው። ይህ እንግዲህ አሰልጣኝ ትምህርት በመባል የሚታወቀው ልምድ ያለው ሰው ልምዱን የሚያከፍልበት መንገድ ነው።

የእንስሳት ጤና ረዳት የእንስሳት ጤና ረዳት በመሆን የእንስሳት በሽታን የመመርመር የመከላከልና ቀላል ህክምና የመስጠት እንዲሁም፤ የእንስሳት ምርታማነትን የማሻሻል ሥራ የምናገኝበት ሲሆን የሙያ ከሆኑ ትምህርት ቤት ውስጥ ልናገኘው የምችለው የሙያ ትምህርት በመሆን ይጠቀሳል።

የመስመር ላይ ትምህርት ኦንላይን ለርኒንግ ትምህርትን በኢንተርኔት እና በዲጂታልና መድረኮች የጊዜና የቦታ ሳይኖር የማስተማር ነው ለርቀት ትምህርትና ለስራ ላይ ላሉ ተማሪዎች የሚያገለግል ነው።

ትረካ እና ታሪክን የመንገር የማስተማር ዘዴ ታሪኮችን ወይም ደግሞ አፈ ታሪኮችን በመጠቀም የትምህርቱን ይዘት ለተማሪዎች ለማስተላለፍ የሚያገለግል ሲሆን በተለይም በታሪክ እና ስነ ጽሑፍ ትምህርቶች ላይ ከፍተኛ የሆነ አስተዋጽኦ አለው።

ጎልደን ስታር ትምህርት ቤት ህንፃ፦ ጎልደን ስታር የህፃናት ትምህርት ቤት የምንለው በዘመናዊ የክፍል አቀመጥና በውጭ የመጫወቻ ስፍራዎች ዘና ያሉ ወይም ደግሞ የተለያዩ የመዝናኛ ቦታዎች ያሉት ለህፃናት ትምህርት ቤቶች ውስጥ ተመራጭ የሆነ ትምህርት ቤት ነው።

በአገራችን ውስጥ የተለያዩ የኢትዮጵያና አለማቀፍ ምግቦችን በሙያ ደረጃ ማዘጋጀት ነው እንግዲህ በምግብ ቤቶች ውስጥ ተፈላጊ የሆነ የሙያ ትምህርት መሆኑን የሚታወቅ ነው

የህክምናና ጤና ሣይንስ የሰዎችን ጤና በመጠበቅ በሽታን በመከላከል እና በማከም ላይ የሚያተኩር የሙያ ዘርፍ ነው ለሀገሪቱ የጤና ዘርፍ የተወሰነ ሲሆን የህብረተሰቡ የእድሜ ጣርያ ከፍ በማድረግ እና ምርታማነትን በማሳደግ ላይ ትልቅ ሚና

የቅድስት ማርያም ትምህርት ቤት የቅድስት ማርያም ትምህርት ቤት በዋነኝነት በአዲስ አበባ እና በሌሎች ከተሞች ቅርንጫፎች ያሉት በተደራጀ የትምህርት ስርዓት የሚታወቅም እንግዲህ ብዙ ተማሪዎች እያፈራ ያለ ከታላላቅ ትምህርት ቤቶች ውስጥ አንዱ ነው።

ሲሙሌሽን ወይም ትክክለኛ የማስመሰል ዘዴ እውነተኛውን ዓለም የሚመስሉ ሁኔታዎችን በመፍጠር ተማሪዎች አደገኛ ወይም ውድ የሆኑ ልምምዶችን ያለ አደጋ እንዲያከናውኑ የሚያስችል ነው። በተለይ በሙያ ስልጠና ወሳኝ ነው።

ኖህ ኢንተርናሽናል የፃናት ትምህርት ቤት ኖህ ኢንተርናሽናል የፃናት ትምህርት ቤት ከፃናት ትምህርት ቤቶች ውስጥ አንደኛው ሲሆን በስፋት የሚመጥንና ለልጆች የሚመጥን ቦታ ያለበት በመሆኑ ነው ለህፃናቶች ተስማሚ የሆነ ትምህርት ቤት ነው።

ከሁለተኛ ደረጃ ትምህርት ውስጥ የሆነው የሂሳብ ትምህርት ሲሆን ማትስ በመባል የሚታወቀው ብዙ ካልኩሌሽኖች የችግር ወይም ደግሞ ፕሮብለም ብዙ ችግሮችን የሚፈታበት የትምህርት መስክ ነው።

የብለን ትምህርት ዘዴ ባህላዊ የክፍል ውስጥ ትምህርት ከመስመር ላይን ትምህርት ጋር በመቀላቀል የሚሰጥ ነው የትምህርትን ተደራሽነት የሚጨመር የትምህርት መገልገያ ነው።

የኢትዮጵያ ካቶሊክ ዩኒቨርስቲ አዲስ አበባ ሲሆን በጥራት የሚታወቅ የግል ተቋም ነው በመንፈሳዊ ሳይንስ በማህበረ ሳይንስና በሰብዓዊነት ትምህርቶች ላይ ትኩረት በማድረግ የስነ ምግባር ልማትን ያጎለበታል።

ሙያዊ ትምህርት ከሆኑት ውስጥ አንዱ አውቶሞቲቭ ቴክኖሎጂ ሲሆን ሞተር ተሽከርካሪዎች መኪናዎች የጭነት መኪናዎችን በመመርመር መጠገን እና ማስተካከል ላይ ያተኮረ ሲሆን በየጊዜው በሚጨምር የተሽከርካሪ ብዛት እየተነሳ ከፍተኛ ተፈላጊነት ያለው ነው።

አይሲስ የሕፃናት ትምህርት ቤት አይሲስ የሕፃናት ትምህርት ቤት በአዲስ አበባ ከተማ የሚገኝ ከዜሮ ክፍል ጀምሮ ሕፃናትን እይስተማረ ያለ እንዲሁም፤ ገና ታዳጊዎቹን የቅድመ መደበኛ ትምህርት እየሰጠ እና ብዙ እውቀት እንዲያገኙ እያደረገ የሚገኝ ትምህርት ቤት በመሆን ይታወቃል።

ሀሁ የፃናት ትምህርት ቤት የህጻናት ትምህርት ቤት እየተባለ የሚለው በብዙ ቦታዎች እና ብዙ ቅርንጫፎች አሉ የህፃናት ትምህርት ቤት በአብዛኞቹ ከተሞች ለህፃናት በጣም አስፈላጊ ከሆኑ ትምህርት ቤቶች ዋነኛ ነው

አሶሳ ዩኒቨርስቲ ቢሻንጉል ጉሙዝ ክልል ዋና ከተማ ብቸኛ ሁለገብ ዩንቨርስቲ ነው ለክልሉ ልማት ቁልፍ የሰው ኃይልን በማፍራትና የትምህርት ጥራትን በማስፋፋት ላይ በተለይ አካባቢ ጋር የተያያዙ የግብርና ምንህንድስና ዘርፎች ላይ ያተኩራን።

የሚና ጨዋታ የሚና ጨዋታ የሚባለው ተማሪዎች የተሰጣቸውን ሚና በመወጣት ፅንሰ ሀሳብን በተግባር የሚረዱበት ነው። ለምሳሌ የህግ ወይንም የንግድ ትምህርትን መማር ከፍተኛ ጥቅም ያለው የማስተማር ዘዴ ነው።

አብማ የመጀመሪያ ደረጃ ትምህርት ቤት! አብማ የመጀመሪ ደረጃ ትምህርት ቤት ደብረ ማርቆስ ከተማ ከሚገኙ ትምህር ቤቶች ውስጥ ተጠቃሽ ነው። ይህ ትምህር ቤት እንግዲህ ብዙ ተማሪዎችን በማፍራት የሚታወቅ ሲሆን በጣም ከአንደኛ እስከ ስምንተኛ ክፍል እያስተማረ ነው። በአመታት እያገለገለ ያለ ትምህርት ቤት ነው።

የኮምፒውተር ኔትወርክና ሲስተም አስተዳደር የኮምፒውተር ኔትወርቆችን መዘርጋት ማስተዳደር ጋር የተያያዙ ጉዳዮችን መከታተል የሚችል የሙያ ትምህርት ሲሆን የሙያ ትምህርት እንግዲ በአሁኑ ወቅት በአገራችን ላይ የተሰጠ ይገኛል።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

የሚና ጨዋታ ዘዴ ተማሪዎች በተወሰኑ ገፀባህርያት ወይም ሁኔታዎች ውስጥ ራሳቸውን በማስገባት የተግባር ክህሎትን እንዲለማመዱ የሚያስችል ነው። በተለይ በማህበራዊ ሳይንስ እና በቋንቋ ትምህርት ውስጥ ያገለግላል።

ገብረ ማርያም ትምህርት ቤት የሺ ገብረ ማርያም ከህጻናት ትምህርት ቤቶች ውስጥ አንዱ የሆኑ የፈረንሳይ ርዓተ ትምህርትን ተከትሎ የፈረሳ የፈረንሳይኛ ቋንቋው ከልጅነት ጀምሮ የሚያስተምር ትምህርት ቤት በመሆኑ ለፃናቶች ተስማሚ ትምህርት ቤት ነው

የብሌንድ የትምህርት ዘዴ ባህላዊ ክፍል ውስጥ ትምህርት ከመስመር ላይ ትምህርት ጋር በመቀላቀል የሚሰጥ ነው የትምህርት የሚጨመር የማስተማር ዘዴ ነው

የሞንቴሶሪ የማስተማሪያ ዘዲ: ይህም በህጻናት ት/ት ቤቶች በስፋት የሚተገበር ሲሆን ህጻናት ራሳቸዉን የሚመሩበት እና ግባታቸዉን በመምረጥ እና በራሳቸዉ ፍጥነት የሚማሩበት የማስተማሪያ ዘዴ ነዉ።

የቅድስት ማርያም ትምህርት ቤት የቅድስት ማርያም ትምህርት ቤት ከፃናት ትምህርት ቤቶች ውስጥ ቅርንጫፎች የሚታወቅ እና የተደራጀ ትምህርት ያለው በአዲስ አበባ ከተማ ውስጥ በስፋት ለፃናቶች የማስተማሪያ አገልግሎት እየሰጠ ያለ ነው

ኖህ ኢንተርናሽናል የህፃናት ትምህርት ቤት ኖህ ኢንተርናሽናል የህፃናት ትምህርት ቤት እየተባለ የሚጠራው እንግዲህ ኢትዮጵያ ውስጥ ካሉ ትምህርት ቤቶች ውስጥ አንዱ ሲሆን ስፋት ያለው እና ተስማሚ የሆነ በመሆኑ ተመራጭ የሚያደርገው የህፃናት ትምህርት ቤት ነው።

የእንጨት ስራና ካርፔንተሪ በመባል የሚታወቀው የሙያ ስራ የቤት ውስጥ እቃዎችን የቢሮ እቃዎችን፣ መስኮቶችን፣ የመስራትና የመጠገን ሙያ ነው። ለመንግስት እና ለቤታዊ ቁሳቁሶች ተፈላጊ የሆነ የሙያ ትምህርት ነው።

መቆለ የመጀመሪያ ደረጃ ትምህርት ቤት መቆለ የመጀመሪያ ደረጃ ትምህርት ቤት በድሮ መቆለ ተብላ በምትጠራው አሁን ላይ ደብረ ማርቆስ በምትባለው ከተማ የሚገኝ የመጀመሪያ ደረጃ ትምህርት ቤት ነው።

መደበኛ ካልሆኑ ትምህርቶች ውስጥ አንደኛው የሆነ የ ጓደኝነት ወይም ደግሞ በመንገድ የምናገኘው ትምህር ሲሆን በጉዟችን በኑሯችን እንዳገኘው የህይወት ልምዳችን ነው

የህፃናት ቤተ መጻሕፍት፦ የሕፃናት ቤተመፃህፍት የምንለው ህጻናቶች ገብተው የሚያነቡበት ቤተመፃህፍት ሲሆን ይህ ቤተመጻሕፍት የተለያዩ ለህፃናት የሚሆኑ አስፈላጊ መጽሃፍቶች የሚገኙበት ቤት ነው።

የጉብኝት ዘዴ ተማሪዎች በክፈሉ ውጪ ወደ ተጨባጭ ስራ ቦታዎች ወይም ቦታዎች በመሄድ ትምህርት ዓለም ጋር እንዲያገናኙ የሚያስችል ዘዴ ነው

መደበኛ ካልሆኑ ትምህርቶች አንዱ የሆነው እንግዲህ በአገራችን የሚታወቀው በብዞዎች የሽምግልና ትምህርት ወይም ደሞ በጎሳ አካባቢ የሚሰጥ ትምህርት ሲሆን የሙያው ወይም ደሞ ሽማግሌዎች መደበኛ በሆነ መልኩ ነገር ግን ጠቃሚ አስፈላጊ የሆኑ ትምህርቶችን ነው።

የአቅርቦት ሰንሰለት አስተዳደር የዕቃዎችን ግዥና ስርጭት ሂደቶችን ማስተዳደር ደንብና ለ ኢንዱስትሪ አስፈላጊ የሆኑ ትምህርቶች ውስጥ የአንደኛው የሆነ ትምህርት ነው

ህግ በአገሩትና ዋስትና ባለማቀፍ ደረጃ ፈተና የህግ የበላይነትን በማስፈን የግ ባለሙያዎችን ማህበራትና ግዴታ ይቆጣጠራል በሰላምና ለመልካም አስተዳደር መረጋጋት እንዲሁም ለኢኮኖሚ ወሳኝ ነው

የደቡብ ምዕራብ ኢትዮጵያ ዩኒቨርሲቲ መጥቶ አካባቢ የሚገኝ ሲሆን በርካታ አባላት ያሉትና በደቡብ ምዕራብ ክልሎች የትምህርት ጥራትን ለማረጋገጥ እየሰራ ያለ ተቋም ነው ለአዲሱ ክልል የትምህርትና የምርምር አቅም ግንባታ ወሳኝ ሚና ይጫወታል በተለያዩ ዘርፎች ላይ ያተኩራል።

የውይይት ዘዴ፦ የውይይት ዘዴ የምንለው ከማስተማር ዘዴዎች ውስጥ አንዱ ሲሆን አስተማሪው ተናገረ በኋላ ተማሪዎች በመላው ወይም በቡድን በክፍል ውስጥ በመሆን ሀሳብ የሚለዋወጡበት ዘዴ ነው። ይህም በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች በስፋት የሚተግበር የማስተማር ዘዴ ነው።

ዳዲ ቦሩ ትምህርት ቤት ዳዲ ቦሩ ትምህርት ቤት የሚባለው በኦሮሚያ ክልል እና በአዲስ አበባ ከተማ ከፍተኛ ዝና ያለውን በውጤታማነቱ በጣም የሚታወቅ እና ብዙ ተማሪዎችን እያፈራ ያለው የሁለተኛ ደረጃ ትምህርት ቤት ነው።

ገብረ ማርያም ትምህርት ቤት ሲገብረማርያም ትምህርት ቤት ከፃናት ዉስጥ አንዱ ሲሆን የፈረንሳይ ስርዓትን ተከትሎ የፈረንሳይኛ ቋንቋ ልዩነት ጀምሮ የሚያስተምር የህፃናት ትምህርት ቤት እንደሆነ ይታወቃል

የሳንድራፎልድ ዓለም አቀፍ ትምህርት ቤት የሳንድራፎልድ አለም አቀፍ ትምህርት ቤት እየተባለ የሚጠራ አለማቀፍ ስርዓት ትምህርቶችን የሚከተል ጥሩ የመጫወቻ እና የማስተማሪያ ግብዓቶች ያሉት ይህም ለተማሪዎች ከፍተኛ እንክብካቤ የሚያደርግ እንዲሁም ትምህርት ቤት ነው።

የዝዋይ ሁለተኛ ደረጃ ትምህርት ቤት በኦሮሚያ ክልል ይገኛል ኢትዮጵያ የሚተዳደርና በጥር ወንጌል የሚታወቁ የዝዋይ አካባቢ ሁለተኛ ደረጃ ማስተማር የሚታወቅ ነው

ጠመኔ እና ማርከር ጠመኔ እና ማርከር ቦርድ ላይ ለመሳተፍ ወይም ደግሞ ዋይትቦርድ ላይ እና የተለያዩ ዘመናዊ እና ብላክ ጎልድ ላይ ጽሑፎችን ለመጻፍ መምህራኖች የሚጠቀሙባቸው የትምህርት መገልገያዎችን በመሆን የሚታወቁ ናቸው።

አዲግራት ዩኒቨርስቲ በትግራይ ክልል አዲግራት ከተማ የሚገኝ ሲሆን በከፍተኛ ችግር ሁልጊዜ ትምህርትን በማስቀጠል የሚታወቀ ከፍተኛ ተቋም ነው በተለይ በአካባቢው በግብርና እና በምህንድስና ዘርፎች ላይ ልዩ ትኩረት አለው።

ጥበበ የህፃናት ትምህርት ቤት የተባሉ የህፃናት ትምህርት ቤት እየተባለ የሚታወቀው ከተሞች ላይ ምናበብ ብዙ የክልል ከተሞች ላይ የሚታወቀ የመንግዴ ህጻናት እንካ ልጅነታቸው ጀምሮ ጥበብ ለማማደሩ በጣም በማስተማሪ የሚታወቀ የህጻናት ትምህርት ቤት ነው

የግብርና ሳይንስ የምግብ ምርትና የሃብት አጠቃቀም በማሻሻል ላይ ያተኩራል በተለይም በኢትዮጵያ ውስጥ የምግብ ዋስትናን ለማረጋገጥ የአፈርን የብለን ጥራት ለማሻሻል ትልቅ ቦታ የሚሰጠው ሙያ ነው ኢኮኖሚና ያለው ነው

የንግግር ዘዴ የንግግር ዘዴ የምንለው ከማስተማር ዘዴዎች ውስጥ አንዱ። ሲሆን አስተማሪው የትምህርቱን ይዘት በቃል የሚያብራራበት በተለይም በዩኒቨርስቲ እና በከፍተኛ ፣በሁለተኛ ደረጃ ትምህርት ቤቶች በሰፊው ጥቅም ላይ እየዋለ የሚገኝ የማስተማር ዘዴ ነው።

ወልዲያ ዩኒቨርሲቲ በአማራ ክልል የሚገኙ ትልቅ የዩኒቨርሲቲ ተቋም ነው በአካባቢው የመሰረተ ልማት ግንባታ ለትልቅ ሚና አለው በተጨማሪ ለብዙ ተማሪዎች የከፍተኛ ትምህርት ዕድል በመፍጠርና ለመርምር የተለያዩ ዘዴዎችን በማከናወን ይታወቃል።

ኬዝስተዲ፡ ኬዝስተዲ በመባል በእውነተኛ የህይወት ክስተቶች ላይ የተመሰረተ ትምህርት በማካሄድ ተማሪዎች የሚማሩበት በጤና ህብረተሰብ በስነዜጋና በስነ ምግባር ዘርፍ የተለመደ የማስተማር ዘዴ ነው።

ኢትዮ የህፃናት ትምህርት ቤት ኢትዮ የህጻናት ትምህርት ቤት እየተባለ የሚጠራው እንግዲህ በኢትዮጵያ ውስጥ ካሉ የህፃናት ትምህርት ቤት ውስጥ አንዱ ሲሆን በጣም ብዙ ተማሪዎች ያሉትና ህጻናትን በማስተማር እውቅና ያገኘው ይህ የህጻናት ትምህርት ቤት ውስጥ የሚመደብ ነው።

የጥያቄና መልስ የማስተማር ዘዴ፦ የጥያቄና መልስ የማስተማር ዘዴ ተማሪዎች ራሳቸውን እንዲገመግሙ እንዳያስቡና እንዲበረታቱ ለማበረታታት በየክፍለ ጊዜው የሚካሄድ መሠረታዊ የማስተማር ዘዴ ነው።

በግብርና ዘርፉ ላይ የምናገኘው ሙያዊ የሆነ ትምህርት እንግዲህ ምርት እንዴት ይመረታል እንዲሁም ደግሞ የተለያዩ ችግኞችን የተለያየ ቦታ ላይ ይተከላሉ እንዲሁም ያድጋሉ የሚለውን ለማወቅ ያገለግላል።

የምስልና የቪዲዮ አጠቃቀም ለትምህርቱ ማብራሪያ የፕሮጀክተር፣ የፖስተር ወይም የዩቱብ ቪዲዎችን በመጠቀም ትምህርቱን ማቅረብ የሚያስችል ሲሆን፤ ይህም እንግዲህ በኢትዮጵያ ውስጥ ካሉ የማስተማር ዘዴዎች ውስጥ በጣም ጠቀሜታ ያለው የማስተማር ዘዴ ነው።

የፕሮጀክት ስራ ዘዴ ተማሪዎች ለረጅም ጊዜ የሚዘልቅ ተጨባጭ ውጤት ያለውና ጥልቅ ጥናት ያለው ምርመራ እንዲያካሄዱ የሚያስችል ነው። እውቀትን በተግባር የመጠቀም ችሎታን ያጎለብታል።

የማስታወሻ አሰጣጥ ዘዴ አስተማሪ ቁልፍ መረጃዎችን ለተማሪዎች እንዲፅፍለት የሚሰጥበት ባህላዊ ዘዴ ነው መረጃው በስርዓት እንዲያዝና ተማሪዎች ጽፍ ላይ ትኩረት እንዲያደርግ ያግዛል።

አርሲ ዩኒቨርስቲ ኦሮሚያ ክልል አሰላ ከተማ የሚገኘው ተቋም በሀገሩ ውስጥ ካሉት ቀዳሚ የግብርና ሳይንስ ማእከላት አንዱ ነው ትልቅ የግብርና አቅም ለመደገፍ በሰበርና በእንስሳት ህክምና ዘርፎች ላይ ከፍተኛ ሚና ይጫወታል

የኢትዮጵያ ሲቪል ሰርቪስ ዩኒቨርስቲ አዲስ አበባ የሚገኘው ሲሆን በመንግስት አስተዳደርና አመራር ትምህርት ላይ ያተኮረ ልዩ ተቋም በመንግስት ዘርፍ ያሉ ባለሙያዎች እና አመራሮችን በሲቪል ሰርቪስ ማውጣትና አቅም ያሳድጋል

የማስተማር ወይም የትምህርት አመራር ያስተማሪዎችን የትምህርት አሰጣጥና የትምህርት ተቋማትን አመራር በማሻሻል ላይ ያተኩራል። ለወደፊት ትውልድ እውቀትና ክህሎት በማጎልበት የሀገር ልማት አቅም ይገነባል። የትምህርት ጥራትና ተደራሽነት ለማረጋገጥ ወሳኝ ነው።

የኢትዮጵያ መከላከያ ዩኒቨርስቲ የሚገኝ ሲሆን የሀገር መከላከያ ሰራዊትና አመራር ቴክኖሎጂ በመከላከያ ሳይንስ በአመራር እና በጦር መሳሪያ ቴክኖሎጂ ላይ ትኩረት አድርጎ ይሰራል።

አዳማ የህፃናት ትምህርት ቤት፤ በአዳማ ከተማ በክልል ከተሞች ውስጥ ካሉ ታዋቂነት ያላቸው ትምህርት ቤቶች ውስጥ አንዱ ሲሆን የህፃናት ትምህርት ቤት ተብሎ የሚጠቀሰው በኢትዮጲያ ውስጥ ካሉ የህፃናት ትምህርት ቤቶች ውስጥ አንዱ ነው።

ከሙያዊ ትምህርቶች ውስጥ አንዱ የሆነው የኤሌክትሪካል ትምህርት ሲሆን የቤቶችን የህንፃዎችን ኢንዱስትሪ ተቋማት የኤሌክትሪክ መስመር መዘርጋታና ጥገና የሚመለከት ግንባታ የታገዘ በግንባታ መስፋፋትምክንያት ምርት ተፈላጊ እየሆነ የመጣ ነው።

ማስመሪያ ማስመሪያ ከጽሑፍ መሳሪያዎች ውስጥ አንዱ ሲሆን ለተለያዩ ሁፎችን እናመስማሮችን ለማስመር የምንጠቀምበት በጣም አስፈላጊ ከሆኑ የትምህርት መገልገያዎች ውስጥ ሊመደብ የሚችል ነው።

ፊደል የህፃናት ትምህርት ቤት ፊደል የህፃናት ትምህርት ቤት ተብሎ የሚጠራው ከህጻናት ትምህርት ቤቶች ውስጥ አንድ ሲሆን በብዙ አካባቢ የሚገኘው በክልል ከተሞች በብዛት የሚገኝ እና ለህፃናት ትምህርት በጣም ተስማሚ የሆኑ የትምህርት ቦታ ያላቸው የህፃናት ትምህርት ቤት ነው።

የፀሐይ ፋይል ቴኪክ የፀሐይ ፋይል ቴኪክ የምንለው የሚያሳይ ብርሃን ሃይልን መሣሪያዎችን ቆይቶ ሶላር ፓኖሎችን የመግጠምና ጥገና የማድረግ የኃይል ስርአቱን የማስተዳደር ሙያ እንድናገኝበት የምንችለው የሙያውን የሆነ ትምህርት ነው።

የቅድስት ተክለሃይማኖት የመጀመሪያ ደረጃ ትምህርት ቤት የቅድስት መጀመሪያ ደረጃ ትምህርት ቤት የደብረ ማርቆስ ከተማ በስተ ምዕራብ በኩል ልናገኘው የምንችለው የመጀመሪያ ደረጃ ትምህርት ቤት ነው ብዙ ታዋቂ ተማሪዎችን ያፈራ ትምህርት ቤት ነው።

የሆቴል እና ምግብ ዝግጅት የሆቴል እና ምግብ ዝግጅት በሆቴሎች እና በሬስቶራንቶች ውስጥ ጥራት ያለው ምግብ እና መጠጥ ማዘጋጀት እንዲሁም የመስተንግዶ አገልግሎት የመስጠት ሙያ ሲሆን ይህም እንግዲህ ከሙያዊ ትምህርቶች ውስጥ ዋነኛው እና መሰረቱ ነው።

መደበኛ ካልሆነ ትምህርት ውስጥ አንዱ የሆነው የስብከት ትምህርት ሲሆን፤ የስብከት ትምህርት ሰአት ሳይመደብለት መደበኛ ባልሆኑ የተለያዩ መንፈሳዊ የሆኑ እውቀቶችን ልናገኝበት የምንችለው ኢመደበኛ ትምህርት ነው።

የቧንቧ ዝርጋታና ጥገና የውሃና የፍሳሽ ማስወገጃ ቱቦዎችን ወይም ፓይፖችን የመገጣጠም ሙያ፤ በግምባታ ዘርፍ ከፍተኛ ፍላጎት ያለው የሙያ ትምህርት ነው።

የፕሮጀክት የምንለው ተማሪዎች በተግባራዊ ችግር ላይ የተመሰረተ ጊዜ ስራ በመስራት የሚማሩበት ሲሆን ችግሮችን በማቅረብ በሙያ ትምህርት ትኩረት የተሰጡት የተሰራበት ያለ የማስተማር ዘዴ ነው

ዐፄ ምኒሊክ የሁለተኛ ደረጃ ትምህርት ቤት ዐፄ ምኒሊክ የሁለተኛ ደረጃ ትምህርት ቤት በ 1908 ዓመተ ምህረት የተመሰረተ ሲሆን፤ በኢትዮጵያ የመጀመሪያ ዘመናት ትምህርት ቤት ነው። በአገር ውስጥ የፖለቲካ እና ምሁራን አስተዋፅኦ ያደረጉ ብዙ ስመ ጥር ምሩቃንን ያሉት ይሆን።

ከትምህርት መማሪያ መገልገያዎች ውስጥ አንዱ የሆነው ደብተር ነው ይህ እንግዲህ የተለያዩ ፅሁፎችን ለመጻፍ እና እውቀቶችን ለመሸመት የምንጠቀምበት ከታች ጀምረን እየተጠቀምንበት የመጣነው አሁንም ላይ እያገለገለ ያለ በጣም አስፈላጊ የሆነ የትምህርት መገልገያ ነው።

ላፍቶ ስፔሻላይዝድ ትምህርት ቤት ላፍቶ ትምህርት ቤት በህጻናት ክፍል ትምህርት ላይ ትኩረቱን የሚያደርግና ለጥራት የሚሰጥ ትምህርት ሲሆን የሚሰጥ ትምህርት ቤት ህጻናት ትምህርት ቤቶች የሚታወቁ የትምህርት ቤት ነው።

ኃይለስላሴ ሁለተኛ ደረጃ ትምህርት ቤት ቀደምት ከነበሩ ትምህርት ቤቶች ውስጥ አንዱ ሲሆን ቆየት ያለና ረጅም ዘመናትን ያስቆጠረ ትምህርት ቤት ነው ፤ ይህ ሁለተኛ ደረጃ ትምህርት ቤት በሀገራችን ውስጥ ከሚታወቁ ትምህርት ቤቶች ውስጥ አንዱ ነው።

ሙያዊ ከሆኑ ትምህርቶች ውስጥ አንዱ ማስተማር ነው። ማስተማር እንግዲህ በሙያው ዘርፍ ሙያውን ከተቀላቀል በኋላ ልናገኘው የሚችለው የትምህርት አይነት ሲሆን፤ ይህም እንግዲ በምናስተምርበት ጊዜ የተለያዩ ትምህርቶችን ልናገኝበት የምንችለው የሙያ ትምህርት ብዙ ናቸው።

ሀሁ የመጀመሪያ ደረጃ ትምህርት ቤት ሀሁ የመጀመሪያ ደረጃ ትምህርት ቤትየምንለው ደብረ ማርቆስ ከተማ ከሚገኙ የመጀመሪያ ደረጃ። ትምህርት ቤቶች ውስጥ አንዱ ሲሆን ይህ የመጀመሪያ ደረጃ ትምህርት ቤት እነ በውቀቱ ስዩም መሰል ታዋቂ ሰዎችን ያፈራል የመጀመሪያ ደረጃ ትምህርት ቤት ነው።

የሎጂስቲክስ እና ግዢ አስተዳደር እቃዎችን ከምርት ቦታዎች እስከ ተጠቃሚ ድረስ በቅልጥፍና እና በዝቅተኛ ወጪ እንዲደርሱ የሚያስተዳድር የሙያ ትምህርት ሲሆን ይህም እንግዲህ እንዴት እቃዎችን ማጓጓዣ እንደሚቻል የሚያስተምር የሙያ ትምህርት ነው።

ፋሽን ዲዛይን እና ልብስ ስፌት ፋሽን ዲዛይን ልብሶችን በመንደፍና በመቁረጥ በመስፋፋት ላይ ገበያ ማቅረብ በፋሽን እንዱስትሪ እድገት ተፈላጊ ከሆኑ የሙያ ትምህርቶችን ውስጥ አንዱ ነው። ይህ የሙያ ትምህርት በአገራችን ውስጥ ከሚሰሩ የሙያ ትምህርቶች ውስጥ በዋነኝነት ይጠቀሳል።

ጋምቤላ ዩኒቨርስቲ በጋምቤላ ክልል የሚገኝ ብቸኛ የትምርት ማዕከል ነው። ከፍተኛ ትምህርት በመፍጠር እንዲሁም እና በሰላም ጥናቶች ላይ በማተኮር ይታወቃል። የክልሉን የሰው ኃይል ያዘጋጃል።

የግራፊክስ ዲዛይን ትምህርት የግራፊክስ ዲዛይን ለንግድ ስራዎች ለማህበራዊ ሚዲያዎችና ለመገናኛ ብዙሃን የሚሆን ማራኪ ምስሎች የመስራት የሙያ ትምህርት ሲሆን አሁን ላይ አለም አቀፍ ከፍተኛ ገቢ ያላቸው ሰዎች የሚሰሩት ስራ ነው።

ሰማይ ሰላሌ ትምህርት ቤት የሁለተኛ ደረጃ ትምህርት ቤቶች ውስጥ አንዱ ሲሆን እንግዲህ ካሉ የሁለተኛ ደረጃ የግል ትምህርት ቤቶች ውስጥ ተማሪዎችን እያስተማረ ወደ ጊቢ በማስተላለፍ ላይ የሚታወቅ የሁለተኛ ደረጃ ትምህርት ቤት ነው።

የቅዱስሲዎስ ሁለተኛ ወይም አንደኛ ደረጃ ትምህርት ቤት እየተባለ የሚጠራው በካቶሊክ ተቋማት የሚተዳደሩና በጥራቱ የሚታወቅ ህጻናትን ከፍ እስከሚሉ ድረስ በአግባቡ እያስተማረ የሚገኝ በአዲስ አበባ ከተማ የሚገኝ ነው።

ዘመናዊ ግብርናና ቴክኖሎጂ የአፈር ምርመራ አጠቃቀም የገመናዊ የግብርና እንዲሁም ምርጥ ዘርፍ የመጠቀም ምርጥ ዘር የመጠቀሙ ያወጡ ጨምሮ የሚናገረው የዘመናዊ ግብርና ቴክኖሎጂ ሙያዊ የሆኑ ትምህርቶች ናቸው

ወልቂጤ ዩኒቨርስቲ በደቡብ ክልል ወልቂጤ ከተማ ጉራጌ ዞን የሚገኝ ሁለገብ ተቋም ነው። አካባቢውን በቴክኖሎጂ ፣በምህንድስና እና በግብርና እውቀት ለመደገፍ ይሰራል በተማሪዎች ተሳትፎ እና አዲስ የትምህርት ዘርፍ በመክፈት ይታወቃል።

የአምቦ ዩኒቨርስቲ በኦሮሚያ ክልል አምቦ ከተማ የሚገኝ ሁለገብ የትምህርት ተቋም ነው። በሀገሪቱ ውስጥ ባለው ታዋቂ የግብርና እና የምርምር የጤና ዘርፍ ይታወቃል ለአካባቢውም ኢኮኖሚያዊ እና ማህበራዊ ልማት ከፍተኛ አስተዋጽኦ አለው።

ግብርናና የእንስሳት ዘርፉ ቁጥር ያለው እንዲሁም ደግሞ በግብርናው ላይ ያሉ ክህሎቶችን የምናገኝበት ሲሆን ይህም እንግዲህ በግብርና ስራ ላይ ያሉ እንደ እርሻ አጨዳ እና ማረም የመሳሰሉ ነገሮች የሆኑ ክህሎቶችን ሙያዊ ክህሎቶችን የምናገኝበት የስራ አይነት ነው።

የአካውንቲንግ እና የገንዘብ አያያዝ የኩባንያዎች ሂሳብ መመዝገብ በጀት ማዘጋጀትና የፋይናንስ ሪፖርቶችን ማዘጋጀት ለማንኛውም ቢዝነስ የሆነ የሙያ ትምህርት ነው የሙያ ትምህርት ብዙ አካውንቶች እየተማሩት ይገኛሉ

የክርክር ዘዴ ዎች የተለያዩ ወገኖች በተሰጠ ድረ ሃሳባቸውን ምክንያት በማድረግ የሚቀርቡበት ነው ንግግር ክሎትን ምክንያትና ትንተናንም ያዳብራል

ንግድ! ንግድ ሙያዊ ትምህርቶች ውስጥ አንዱ ሲሆን ይህም እንግዲህ እንዴት መሸጥ እና መግዛት እንዳለብን በሙያው ላይ ተሰማርተን ልናገኘው የምንችለው የሙያ ትምህርት ሲሆን ይህም እንግዲህ በሙያው ከተቀላቀልን በኋላ ወይም ደግሞ ከተለያዩ ሰዎች ተምረን የምናገኘው የውቀት አይነት ነው።

የሂሳብ አያያዝ ወይም ፋይናንስ የንግድ ተቋማትን የመንግስት አካላትና ግለሰቦችን የገንዘብ እንቅስቃሴ የመመዝገብ የመጠጥንና አስተዳደር ስራ ነው የኢኮኖሚ እድገትና ለገንዘብ አጠቃቀም ግልጸኝነት ወሳኝ ሲሆን ለኢንቨስትመንት ወሳኞች መሠረት ይጥላል

ኮንስትራክሽን ፍርማን በመባል የሚታወቀው የግንባታ ስራተኞች መምራት እና የግንባታውን ጥራት እና የጊዜ ሰሌዳ መከታተል የሚችል በካክለኛ ባለሙያ ሲሆን ይህ እንግዲህ ከሙያ ትምህርቶች ውስጥ አንዱ የሆነ ነው።

የቡድን ስራ ዘዴ ዎች ተማሪዎች በትናንሽ ቡድኖች ተከፋፈለው አንድ የተሰጣቸውን ተግባር በጋራ እንዲሰሩ የሚያስችል ዘዴ ነው ና የመረጃ መለዋወጥን ያዳብራል

አይረንዚ ልዩ ሁለተኛ ደረጃ አዳሪ ትምህርት ቤት ይገኛል በተከታታይ አመታት ከፍተኛ የዩኒቨርስቲ መግቢያ ውጤት ደረጃ የሚታወቁት ቤት የትምህርት ቤት ብዙ ተማሪዎች እያስተማረ በሚታወቅ ነው።

ወልደስታሪ ህፃናት ትምህርት ቤት ጎልደንስትሬ ህፃናት ትምህርት ቤት የሚጠራው ትምህርት ቤቶች ውስጥ ተጠቃሚ ሲሆን የህጻናት ትምህርት ቤት በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ውስጥ ተጠቃሽ ነው

የሶፍትዌር ልማት ቴክኒሽያን የሶፍትዌር ልማት ቴክኒሽያን የምንለው እንደ ሞባይል የአፕልኬሽን የቴሌቪዥን ጣቢያዎችን የተለያዩ ሲስተሞችን እንዴት መስራት እንዴት ይሰራል የሚሉ እውቀቶች ልናገኝበት የምንችለው የሙያ ትምህርት ነው።

ራስን የማስተማር ዘዴ ተማሪዎች በራሳቸው ፍጥነትንና ፍላጎት መሰረት በአስተማሪው ቁጥጥር ስር ሆኖ ትምህርትን እንዲከታተሉ የሚያበረታታ ነው ተጠያቂነትና የመማር ፍላጎትን ይጨምራል

የወራቤ ዩኒቨርስቲ በደቡብ ክልል ወራቤ ከተማ የሚገኝ አዲስ ሁለት ዩኒቨርስቲ ነው ለክልሉ ወጣቶች የከፍተኛ ትምህርት ዕድል በመፍጠር አካባቢውን በመደገፍ ላይ ይሰራሉ የትምህርት ተደራሽነትን በማስፋፋትና ጥራት ያለው እውቀት ይታወቃል

አቻ ላቻ ማስተማር ጠንካራ ተማሪዎች ደካማ ተማሪዎችን እንዲረዱ እና ትምህርትን እንዲያዳብሩ የሚያስችል ነው። አድራጊውም ተቀባዩም እውቀታቸውን የሚያጠሩበት ዘዴ ነው።

ፊደል የህፃናት ትምህርት ቤት በህፃናት እውቀትና የቋንቋ እድገት ላይ ባለው ትኩረትና ዝና ያለው ነው። እንግዲህ ለህፃናቶች ፊደል በማስቆጠር በጣም የሚታወቀውና ከፍተኛ እውቅና ያገኘው ይህ ትምህርት ቤት ነው።

የማሽን ቴክኖሎጂ የምንለው በመጠቀም ብረቶችን በመቅረጽ እና በመቁን ማምረት እና ለሀገር ውስጥ ኢንዱስትሪ ትምህርት ነው

ኢሊባቦር ዩኒቨርስቲ በመቱ ወይም ጎሪ አካባቢ የሚገኝ ሲሆን በምርምርና በማህበረሰብ አገልግሎት የሚታወቅ ነው በተለይም ደግሞ የአካባቢውን የደን ሀብትና የግብርና ዘርፍ ለመደገፍ ይሰራል የክልሉ እድገትና ፍላጎት ያሟላል።

የክለሳ ዘዴ ክፍለጊዜ ወይም ክፍለ መጨረሻ ላይ የተሰጠውን ትምህርት ዋና ዋና ነጥቦች በመደገፍ ማጠናከር ነው የተማሪዎችን ትውስታ እና የመረዳት አቅም ያረጋግጣል

የተግባር ትምህርት የተግባር ትምህርት ወይም ደግሞ ሙከራ በመባል የሚታወቀው የማስተማር ዘዴዎችን አንዱ ሲሆን በተለይም በሳይንስና ትምህርቶች በቤተሙከራ ወይም በወርቅ ውስጥ ተማሪዎች ራሳቸው ተገኝተው የሚሰሩበት የማስተማር ዘዴ ነው

ሀዋሳ አምባሳደር ህፃናት ትምህርት ቤት በሀዋሳ ከተማ እና በአካባቢው ባለው የትምህርት ጥራት እና መገልገያዎች የሚታወቅ ሲሆን ይህም ለህፃናት ትምህርት ቤቶች ከፍተኛ አሰተዋጽኦ ያለው የትምህርት በስክ በመሆን ይጠራል።

ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት አንዱ እና ዋነኛ የሆነው የተለያዩ የቁጥር ትምህርቶችን የምናጠናበት ትምህርቶችን ቀመሩ የምናጠናበት ትምህርት በመባል የሚጠራ ትምህርት ነው

የቪዲዮ ኤዲቲንግ ትምህርት የቪዲዮ ኤዲቲንግ ትምህርት በአሁኑ ሰአት ከሙያዊ ትምህርቶች ውስጥ አንዱ ሲሆን ይሄም እንግዲህ በሀገራችን ውስጥ ያሉ ቪዲዮዎች ወይም ደግሞ በሶሻል ሚዲያው ላይ እየተተላለፉ ያሉ ቪዲዮዎች ኤዲት ማድረግ እንችላለን። ብዙ እውቀቶችን ለማግኘት የምንማረው የሙያ ትምህርት ነው።

ካምቤርጅ አካደሚ ኢትዮጵያ ስርዓተ ትምህርት በመጠቀም ለፃናት ትምህርት የሚሰጥ የመንግስትን ወይም ለፃናቶች ተስማሚ ከሆኑ ትምህርት ቤቶች ተጠቃሚ በመሆን የሚታወቅ ነው

የማሳያ ዘዴ ወይም ዲሞንስትሬሽን አንድን ነገር በተግባር በማሳየት ተመሪዎች በእይታ እንዲማሩ የሚያስችል ዘዴ ነው። በተለይም በሳይንስና በቴክኒክ እና ሙያ የትምህርት ውስጥ ተግባራዊ ክህሎት ለመስጠት ያገለግላል።

ድብዛ የመጀመሪያ ደረጃ ትምህርት ቤት፦ ደብዛ የመጀመሪያ ደረጃ ትምህርት ቤት የምንለው በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች ውስጥ አንዱ ሲሆን ይህ እንግዲህ ከአንደኛ እስከ ስምንተኛ ክፍል ድረስ ተማሪዎችን በማስተማር የሚታወቅ ትምህርት ቤት ነው።

የወርቅ ማርያም የህጻናት ትምህርት ቤት በአንዳንድ አካባቢዎች በጥሩ አስተማሪዎችና ክብካቤዎች የሚጠቀሰው በብዙ ቅርንጫፎች አሉት ለህፃናት እስማሚ ከሆኑ ትምህርት ቤቶች ውስጥ በጣም ተመራቂ ሆኖ የህፃናት ትምርት ቤት ተጠቃሽ ነው

የኮምፒውተር ድጋፍ ያለው ትምህርት ኮምፒውተር እንደ ዋና የማስተማሪያ ምሳሌ በመጠቀም ትምህርቶችን ልምምዶችና ፈተናዎችን ተማሪዎች በራሳቸው ፍጥነትን እንዲማሩ የሚያገዝ የማስተማር ዘዴ ነው

የቢሮ ስራ አስተዳደር የቢሮ ስራዎችን ማስተዳደር፣ ሰነዶችን ማደራጀት እና የኮሚኒኬሽን ስራዎችን መምራት እንዲሁም ደግሞ የተለያዩ ቢሮ ውስጥ የሚያስፈልጉ ስራዎችን የመስራት ሂደት ከሙያዊ ትምህርቶች ውስጥ አንዱ ሲሆን ይህም እንግዲህ ማኔጅመንት በመባል የሚታወቅ የሙያ ትምህርት ነው።

ላንድቦርች አለም አቀፍ ትምህርት ቤት ዓለም አቀፍ ስርአተ ትምህርቶችን የሚከተሉ የመጫወቻ እና የማስተማሪያ ግብዓቶች አሉት። ይህ ከህጻናት ትምህርት ቤቶች ውስጥ የሚጠቀስ ትምህርት ቤት ነው።

ጄኔራል ዊንግቴን ትምህርት ቤት ጄነራል ዊንግቴን ትምህርት ቤት በመባል የሚታወቀው በመንግሥት ስር የሚተዳደር እና በትምህርት ስርዓቱ ዝነኛ የሆነ ከፍተኛ ወታደራዊ መኮንኖችን ጨምሮ ብዙ ባለሙያዎችን ያፈራ የሁለተኛ ደረጃ ትምህርት ቤት ነው።

የቪዲዮ ቪዥዋል አጠቃቀም ዘዴዎችን ድምጽ ቀረጻና ፎቶ ያሉት ሚሊዮን መሣሪያዎችን በመጠቀም ትምህርትን ማስተላለፍ የመማር ሂደቱንና የተማሪዎች አቅም ይጨምራል

ሆቴል ኦፕሬሽንስ ሆቴል ኦፕሬሽን የሚባለው የሙያ ትምህርት እንግዲህ በሆቴሎች፣ ሬስቶራንቶች ውስጥ የፊት ዴስክን የቤት አያያዝን እንዲሁም ደግሞ፤ ሆቴል ውስጥ ያሉ የምግብ አሰራሮችን የሚሰጥበት የሙያ ትምህርት በመሆኑ ብዙዎች ሴቶች እየተማሩት ይገኛሉ።

ሳንድፎልድ ዓለም አቀፍ ሁለተኛ ደረጃ ትምህርት ቤት ይህ እንግዲህ የብርቲሽ እና የአይፒ ትምህቶችን የሚያስተምር ታሪካዊ ቅርስ ያለው ዓለም አቀፍ ትምህርት ቤት ነው። በአለም አቀፍ ደረጃ ብዙ ተማሪዎችን በማስተማር የሚታወቅ ነው።

ችግርን የመፍታት ዘዴ የተማሪዎች የተሰጣቸውን ወይንም ንድፈ ሃሳብ ችግሮች በራሳቸው የመፍታት ሂደት ነው። የማመዛዘን ችሎታና ወሳኝ አስተሳሰብን ለማዳበር ጠቃሚ ነው።

ፕሮጀክተር ፕሮጀክተር የምንለው እንግዲህ አገራችን ውስጥ ካሉ ነገሮች ወይም ደግሞ በዘመናዊ በሆኑ ትምህርቶች በምንማርበት ጊዜ ቀለል ባለ መልኩ በስክሪን ጎልቶ እንዲነሳ እንድንማር ወይም አጉልቶ ያሳየን የሚችለው የትምህርት መገልገያ መንገድ ነው።

የመጀመሪያ ደረጃ ትምህርት ቤት ከሆኑት ውስጥ በዋናነት የሚጠቀሰው ታጠቅ የሚባለው ሲሆን በከተማ አካባቢ ወይም በገጠር የሚታወቁ ከ1-4 የትምህርት አገልግሎት የሚሠጡ የመጀመሪያ ደረጃ ሳተላይቶች በመባል ይታወቃሉ።

ቦንጋ ዩኒቨርስቲ በደቡብ ክልል የሚገኝ በቦንጋ ከተማ የሚገኝ ሁለገብ ተቋም ነው የሚታወቅበትን የቡና ጥናትና ምርምር መተዋወቂያ አድርጓል በግብርና ዘርፍ ከፍተኛ አስተዋጾ አበርክቷል የሀገሪቱን የቡና ምርት ይደግፋል።

መደበኛ ካርቦኑ ትምርት ቤቶች ትምህርቶች ውስጥ አንዱ ቤተሰቡ ወይም ወላጅ ነው ወላጅ መደበኛ ባልሆነ መንገድ ትምህርት እንዲያገኙ የተለያዩ እንድናገኝ የሚያግዘን ነገር ግን መደበኛ በሆነ መልኩ የትምህርት ልናገኘበት የሚችለው ነው

የንግግር ዘዴ አስተማሪዋ አዲሰ እውቀትና የንግግር ዘዴ ብዙ መረጃዎችን ለአንድ ትልቅ ቡድን በአንድ ጊዜ ለማስተላለፍ የሚጠቀምበት ዘዴ ሲሆን የከፍተኛ ትምህርት በቀጥተኛ የሚያገለግል ሲሆን የእርሱንም መሰረታዊ ግንዛቤ ለመጣል ይረዳል።

የሶፍትዌር ልማትና ፕሮግራሚንግ ይህ ደግሞ የሞባይል አፕሊኬሽኖችን የድህረገጽ ጣቢያዎችንና ለንግድ ስራ የሚያገለግሉ ሲስተሞችን የመገንባት ሙያ ነው ፈጣን እድገት እያሳየ ያለ ዘርፍ ሲሆን የሙያ ትምህርት በአሁኑ ወቅት በጣም ተወዳጅ የሆነ ትምህርት ነው።

የሀይድሮ ቴክኖሎጂ ኢንስቲትዩት በየክልሉ ቅርንጫፎች ያሉት ሲሆን በዉሃ ሃብት ጥናት እና አጠቃቀም ላይ ልዩ የሙያ የሚያሰጥ ተቋም ነው ለሀገሪቱ የውሀ ሃብት ልማት እና አስተዳደር ቁልፍ የሰው ሀብት ያዘጋጃል።

የብረታ ብረት ማምረቻና ፋብሪኬሽን በመባል የሚታወቀው ይህ የተለያዩ የብረት ውጤቶችን በር መስኮትና የተለያዩ ፋብሪካ መሣሪያዎችን ክፍሎችን በብየዳውና በማምረቻ ማሸኖች በመጠቀም የሚሰራ የሙያ ትምህርት መሆኑ የሚታወቅ ነው።

የቡድን ስራ የቡድን ስራ የሚባለው ከማስተማር ያልመጣለች ትመጣለች ዘዴዎች አንዱ ሲሆን ተማሪዎች በትናንሽ ቡድኖች ተከፋፍለው የጋራ ተግባርን በቡድን የሚሰሩበት ነው። በትብብር መማር ከፍተኛ ድርሻ መኖሩን በጋራ መስራት ወይም በቡድን መስራት ያለውን ጠቀሜታ ያሳውቃል።

መንበረ ቅዱስ ዮሴፍ ትምህርት ቤት በካቶሊክ ቤተክርስቲያን የምተዳደር ዲሲፕሊን ከፍተኛ የትምህርት የሚታወቅ ብዙ ምሩቃን ያሉ የመንግዴ ከሁለተኛ ደረጃ ትምህርት ቤቶች ውስጥ ዋነኛው ነው

ብርሃን የህፃናት ትምህርት ቤት ብርሃን የህፃናት ትምህርት ቤት የምንለው እንግዲህ በተለይ ለህፃናት ትምህርት ከፍተኛ ትኩረት የሚሰጥ እና በልዩ ፍላጎቶች የትምህርት ዘርፍ ልምድ እውቀትን ያካበተ ከፍተኛ ተማሪዎችን እያፈራ ያለ የህፃናት ትምህርት ቤት ነው።

ከሁለተኛ ደረጃ ትምህርቶች ውስጥ አንዱ የሆነው የባዮሎጂ ትምህርት ሲሆን ይህም የተፈጥሮ አዊ እና ሰው ሰራሽ የሆኑ ነገሮችን የምናጠናበት እንዲሁም ደግሞ ተፈጥሯዊ የሆነ ነገሮችን በብዛት የሚያጠና የሳይንስ ትምህርት ነው።

የኢንፎርሜሽን ቴክኖሎጂ ድጋፍ የኮምፒዩተርና ሶፍትዌር መጠገነን ችግሮች መፍታትና ቴክኖሎጂ ድጋፍ መስጠት ወክል ሲሆን የቴክኖሎጂ ትምህርት በአሁኑ ወቅቶቻችን ክፍሎች እየተሰጠ ይገኛል

አለም ገና የመጀመሪያ ደረጃ ትምህርት ቤት ዓለም ገና የመጀመሪያ ደረጃ ትምህርት ቤት በደብረ ማርቆስ ከተማ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች አንዱ ሲሆን የመጀመሪያ ደረጃ ትምህርት ቤት በዋናነት የተዋጀ ሰዎች እያፈራ የሚገኘው መሰረታዊ የትምህርቶችን የሚያስተምር ነው።

አንብቦ የማስተማር ዘዴ ተማሪዎች ከሁፍ ላይ ዋና ዋና ነጥቦችን በማንበብና ለክፍል ጓደኞቻችሁ በማቅረብ እንዲማሩ የሚያስነው የንባብና የማቅረብንም የሚያዳብር ዘዴ ነው

አዳማ ዩንቨርስቲ ዋና መቀመጫውን አዲስ አበባ ቅርብ ርቀት ባለች በአዲስ አበባ ሲሆን ክልል የማስተርስና የዶክተር ዲግሪ ላይ ትኩረት አድርጎ ይሰራል በጥናትና ምርምር ላይ ያተኮረ ከፍተኛ ተቋም ሲሆን የክልሉ ልማት የሚደግፍ ነው